እርሻ እርሻ ከግብርና ስራ አንዱ ሲሆን፤ ሰብልን መጀመርያ የመጀመሪያ ሂደት ሰብልን ዘርቶ የሚፈልጉትን ምርት ለማግኘት እርሻ የሚያርሱበት የስራ ሂደታቸው አንዱ ከግብርና ውስጥ የሚካተት ስራ ነው።

በያይነት በያይነት አንዱ የምግብ ዓይነት ሲሆን፤ በርካታ ምግቦችን ይይዛል። እና በያይነት ልይዛቸው የሚችሉ ምግቦች ምን ምን ናቸው?

ሚኒሻ ሚኒሻ በተለያዩ አካባቢዎች እዛው የተሻለ ፀጥታ ለማስከበር የሚሆን ሰው የጦር ስልጠናውን በመስጠት እና የጦር መሳሪያ በማስታጠቅ ፀጥታ እንዲያስከብር የሚደረግ አንዱ የህግ አካል ነው።

ማንጎ ማንጎ የፍራፍሬ ውይም የፍራፍሬ አይነት ነው። ይህ ፍራፍሬ በጣም ተወዳጅ እና ጣፋጭ ፍራፍሬ ነው። ይህንን ፍራፍሬ መመገባችን ምን ንጥረ ነገር ያስገኝልናል ለሰውነታችን ምን ጥቀሜታ አለው?

ኮንዶሚኒየም ኮንዶሚኒየም የመኖሪያ ቤት ሲሆን፤ የኮንዶሚኒዬም ትልልቆቹ ወይም ሕንፃዎችን በ 1 አካባቢ በአንድ ሳይት ይሰሩና ህዝቡ ለህዝቡ መኖሪያ ቤት የሚሆኑ ናቸው።

ገበታ ገበታ የቤት ውስጥ እቃ ሲሆን የተለያዩ ያገለግል የነበረ የድሮ በብዛት በድሮ ሰአት የተለመደ ነው ይህ ገበታ ከምን ይዘጋጃል?

ዳሽን ተራራ ከ ተፈጥሮ አካባቢዎች የሚመደብ ሲሆን በጣም ከፍተኛ በኢትዮጵያ ከፍተኛ ቁመት ያለው ተራራ ሲሆን በጣም ቅዝቃዜ ያለበት ቦታ ነው።

የኢኮኖሚ ዜና የኢኮኖሚ ዜና አንዱ የዜና አይነት ሲሆን ስለ ስለ አንድ ኢኮኖሚ ስለ ድርጅታቸው ፣ስለ ሀገራቸው ሊሆን ይችላል ኢኮኖሚ ስለ ገበያቸው ስለ ስራዎቻቸው አጠቃላይ የኢኮኖሚ ፍሰት የሚያወራ ዜና ነው።

ፖሊስ ፖሊስ አንዱ የህግ አስከባሪዎች አካል ሲሆን በተለያዩ ቦታዎች በመሆን ህግን የሚያስከብሩ ወይም ደግሞ የተለያዩ ጸጥታን የሚያደፈርሱ ነገሮች እንዳይፈተሩ እና እንዳይከሰቱ የሚከላከል የህግ አስከባሪ አካል ነው።

ጎመን፦ ጎመን ከአትክልት ውስጥ የምንመድበው የአትክልት አይነት ሲሆን ለምግብነት የሚውል አስፈላጊ አትክልት ነው። ይህ አትክልት ለሰውነታችን ምን ጥቅም ይሰጣል?

የልብስ ፋሽን ፋሽን ልብስን በተለያየ አይነት መስተዳድር በተለያየ ዘመኑ ጋር የሚሄዱ ሲሆን ለምሳሌ ያክል በምን በምን አይነት ሊሰራ ይችላል

ቅባት ቅባቴ ውበት መጠበቂያ አንዱ እቃ ወይም መዋቢያ ነው የፀጉር ሊሆን ይችላል ወይም ደግሞ የቆዳ ሊሆን ይችላል ድርቀት ለመጠበቅ ፀጉር እንዳይነቃቀል የሚያደርግ የሚጠቅም መዋቢያ ነው። ይህ ቅባት ከምን ይዘጋጃል?

አውራምባ ማህበረሰብ ማህበረሰብ ከሌሎች ማህበረሰቦች አርአያ የሆኑ ማህበረሰብ ናቸው የሆኑ የስራ ሳይኖራቸው የሚሰሩ በመሆናቸው።

መሶብ መሶብ ጠቃሚ የቤት ውስጥ እቃ ሲሆን፤ ይሄም እናቶቻችን እህቶቻችን በቀላሉ አክረማ በመጠቀም የሚሰፉት የቤት ውስጥ እቃ ነው።

የጦርነት ዜና የጦርነት ዜና ስለ ጦርነት የሚነግር የሚያወራ ሲሆን ስለተቃራኒ ነገራቶች ወይም ደግሞ ስለ ጦርነቱ ሲሳተፉ ስለነበሩ ማህበረሰቦች የሚያወራ ሲሆን ይህ የጦርነት ዜና መነገሩ ምን ጥቅም አለው ብላችሁ ታስባላችሁ?

በቅሎ በቅሎ አስገርራሚ የቤት እንስሳት ሲሆን በቅሎ መውለድ እየማት ችል እነሷ ካየተወልዳን ወይም በቅሎ ከምንትወልዶነው፡፡ ካልን አህያ ና ከሴት ፈረስ ና ከወንድ አህያ የሚወለድ እንስሳ ነው፡፡